ብዙ የስፖርት አይነቶች አሉ ፤ ከእነርሱም ውስጥ ሩጫ አንዱ ነው። በሀገራችን ኢትዮጵያ በሩጫ ታዋቂ የሆነ ሰው ጥቀስ? ለምሳሌ አትሌት ሻለቃ ሀይሌ ገብረስላሴን እንደ ምሳሌ መጥቀስ እንችላለን። ሌላም ደግሞ አትሌት ቀነኒሳ በቀለ።

አርማ ብዙ አይነት የአርማ ምልክቶች አሉ ። ለምሳሌ ባህር ዳር ዩኒቨርሲቲ የራሱ የሆነ አርማ አለው ። የባህር ዳር ዩኒቨርሲቲ አርማ ምን ምንን ያካትታል? የባህር ዳር ዩኒቨርሲቲ አርማ መፅሐፍ ችቦ እና የአባይ ወንዝን ያካተተ አርማ ነው ።

ከመፅሀፍት ፍቅር እስከ መቃብርን እንደ ምሳሌ ማንሳት እንችላለን። የፍቅር እስከ መቃብር ደራሲ ማን ነዉ? የፍቅር እስከ መቃብር ደራሲ ደራሲ ሀዲስ አለማየሁ ይባላሉ። አሁን በህይወት የሉም። እና በጣም ደስ የሚል መፅሀፍ ነዉ።

መሠረተ ልማት ሆስፒታል እንደ አንድ መሠረተ ልማት ሊጠቀስ ይችላል። እዚህ ጋር አንድ ጥያቄ አለኝ እርሱም ሆስፒታል ለምን ይጠቅማል? የሆስፒታል ጥቅም አንድ ሕመምተኞችን ለማከም እንደ የሚጠቅም መሰረተ ልማት ነው።

ብዙ አይነት ምግቦች አሉ። ከእነዚህም ውስጥ የድንች ወጥ አንዱ ነው። የድንች ወጥ ከምንድነው የሚሰራው? የሚሰራበት አንደኛ ድንች፣ ሁለተኛ በርበሬ፣ ሶስተኛ ዘይት፣ አራተኛ፣ ጨው እነዚህ ድንች ወጥ የሚሰራበት ነገሮች ናቸው።

ብዙ የመጠጥ አይነቶች አሉ ከነርሱም ውስጥ የባህላዊ መጠጦች አረቄን እንደ አንድ ምሳሌ ሊነሳ ይችላል አረቄ ከምንድነው ? አረቄ የሚሰራው አንደኛ የገብስ ወይም የበቆሎ ሁለተኛ ደግሞ ጌሾ እንደ ግብዓት ልንጠቅስ እንችላለን።

በኢትዮጵያ ወደ ከአስር በላይ ክልሎች አሉ። ከእነሱም ውስጥ የአማራ ክልል የእራሱ የሆነ ባንዲራ አለው። የአማራ ክልል ባንዲራ ምን አይነት ቀለሞችን ይዟል? የአማራ ክልል ባንዲራ አንደኛ ቀይ ሁለተኛ ቢጫ ቀለሞችን ይዟል ማለት ነው

ከድሮ ታዋቂ መሪዎች ውስጥ አንዱን ጠቀስ? ለምሳሌ በደርግ ስርዓተ መንግሥት ጊዜ የደርግ መንግሥት መሪ የነበረ ኮሎኔል መንግስቱ ኃይለማሪያም እንደ 1 ምሳሌ ሊጠቀስ የሚችል መሪ ነው።

አርማ ብዙ የአርማ አይነቶች አሉ። ከእነሱም ውስጥ የጎንደር ዩኒቨርሲቲ አርማ እንደ ምሳሌ ይጠቀስ ይቻላል የጎንደር ዩኑቨርስቲ አርማ ምንን ያካትታል? ይሃ አርማ የሚያካትተው የአጼ ፋሲለደስ ግምብን የአካትታል ማለት ነው።

የቤት ዕቃዎች ማለት ቤት ውስጥ የምንገለገልባቸው መሣሪያዎች ናቸው። ለምሳሌ ወንበር ወንበር ከምን ይሠራል? ወንበር ከዋንዛ ጣውላ ሊሰራ ይችላል ማለት ነው።

በአገራችን በኢትዮጵያ ብዙ ዓይነት የቱሪስት መስህብ ቦታዎች አሉ። ከእነርሱም ውስጥ አንዱን ጥቀስ። ለምሳሌ ትግራይ ክልል ውስጥ የሚገኝ ደብረ ዳሞ የሚባል ገዳም እንደ አንድ ቱሪዝም ወይም የቱሪስት መስህብ ቦታ ሊጠቀስ ይችላል።

ብዙ አይነት የቤት እቃዎች አሉ። ከእነርሱም ውስጥ ቁም ሳጥን ሊነሳ ይችላል ።ቁምሳጥን ከምንድንነው የሚሰራው? ቁምሳጥን የሚሰራው ከጣውላ ወይም ከእንጨት ነው። ለምሳሌ፡-ከዋንዛ ጣውላ ሊሰራ ይችላል ።

ህግ አስከባሪ ከህግ አስከባሪዎች ውስጥ ፖሊስ እንደ አንድ ምሳሌ ይጠቀሳል። እዚህጋ ፖሊስ ለመሆን ቢያንስ አንድ ሰው ምን ማሟላት አለበት? ምሳሌ ለዚህ ጥያቄ መልስ አንድ ሰው ፖሊስ ለመሆን ቢያንስ ከ 21 አመት በላይ መሆን አለበት።

ስፖርት ለጤና ጠቃሚ የሆነ የአካል እንቅስቃሴ ሲሆን እግር ኳስ እንደምሳሌ ሊጠቀስ ይችላል። በሀገራችን ኢትዮጵያ ታዋቂ የእግር ኳስ ተጫዋች ጥቀስ? ለምሳሌ አዳነ ግርማ እንደ አንድ ምሳሌ ሊጠቀስ ይችላል።

ብዙ አይነት የመጠጥ አይነቶች አሉ። ይሄም ባህላዊ እና ዘመናዊ ብለን መከፋፈል እንችላለን። ከባህላዊ መጠጦች ጠጅ አንዱ ነው። ጠጅ ከምን ሊሰራ ይችላል? ተጅ ሚሰራበት አንደኛው ከማር ነው፤ ሁለተኛው ደሞ ከጌሾ ነው።

ይህ ምስል የሚያሳየው የሰላም ሚኒስቴር አርማ ወይም መለያ ሲሆን እዚጋ እንድ ጥያቄ አለኝ እርግቧ የያዛቸው የእፅዋት ዝርያ ምን ይባላል?

ይህ ምስል የሚያሳየው የሀያት አክስዮን ማህበር አርማ ወይም መለያ ሲሆን በአርማው ላይ ስንት ጎጆዎች አሉ?

ይህ ምስል የሚያሳየው አዞ ሲሆን አዞ ምን ውስጥ ይኖራል? ሌላው ጥያቄ ደግሞ አዞ ምን አይነት ምግብ ይበላል?

ምግብ ብዙ አይነት ምግቦች አሉ ለምሳሌ ሽሮ፤ ሽሮ ከምን ይሰራል? ሽሮ የሚሰራው አንደኛው አተር ተፈጭቶ ሁለተኛው በርበሬ ጨው እና ዘይት አድርገን ሽሮን መስራት እንችላለን።

ኢትዮጵያ ውስጥ ብዙ የቱሪዝም ቦታዎች አሉ ከነዚህም ውስጥ የሰሜን ብሔራዊ ፓርክ እንደ አንድ ይጠቀሳል። በሰሜን ብሔራዊ ፓርክ ውስጥ ምን አይነት እንስሳዎች ይገኛሉ? ለምሳሌ ጭላዳ፥ ዋሊያ እንደምሳሌ ልጠቀሱ ይችላሉ።

ኢትዮጵያ ውስጥ ብዙ አይነት የቱሪዝም መስህብ ቦታዎች አሉ። ከነሱ መካከል ቢያንስ አንድ ጥቀስ። ለምሳሌ የጎንደር አጼ ፋሲለደስ ህንጻ እንደአንድ ምሳሌ ሊጠቀስ ይችላል። ይህም ታሪካዊ እና ጥንታዊ የአጼ ፋሲለደስ ቤተመንግስት ነው።

መጠጦች ብዙ አይነት መጠጥ አለ። ከነሱም ውስጥ አንዱ ጠላ ነው። ጠላ ከምንድነው የሚሰራው? ጠላ ከብቅል ወይንም የቦቀሎ፣ የገብስና ሌሎች ብቅል በቅሎ የሚሰራ የመጠጥ አይነት ነው።

መሰረተ ልማት ትምህርት ቤት የመሠረተ ልማት ዓይነት ሲሆን ህጻናት ሂደው የሚማሩበት ቦታ ነው። ከትምህርት ቤት በተጨማሪም መንገድ፥ ሆስፒታል እና ሌሎች ተጨማሪዎችንም እንደምሳሌነት ማንሳት ይቻላል።

ብዙ አይነት የአርማ ምልክቶች አሉ ከነሱም ውስጥ ለምሳሌ የኢትዮጵያ አየር መንገድ አርማ አለ። የኢትዮጵያ አየር መንገድ አርማ ምን አይነት ነው? የኢትዮጵያ አየር መንገድ አርማ ሶስት ቀለማቶች አሉት። እነርሱም አረንጓዴ፣ ቢጫ እና ቀይ ።